ብረት ዲስት፡ ብረትዲስት ከቤት እቃዎች መካከል የሚመደብ ሲሆን ይህም እቃ ደግሞ ሰዎች የተለየ መግብን ለማዘጋት ይጠቀሙባቸዋል። ይህ የቤት እቃ መካከል ይመደባል። ይህን የቤት እቃ ከምን ልናዘጋጀው እንችላለን?

ሶፋ ከቤት ዕቃዎች መካከል አንዱ የሆነ እና ደግሞ ለተለያዩ ለመቀመጫ ከምንገለገለባቸው የቤት እቃዋች ውስጥ አንዱ ነው። ይህን የቤት ዕቃ ከምን ነገሮችን ልንሰራውና ልናዘጋጀው እንችላለን?

ኮንዶሚኒየም የጋራ መኖሪያ ቤት የጋራ መኖሪያ ቤት ሰዎች በጋራ ቤት ሰርተው በጋራ የሚኖርበት የመኖሪያ ቤት አይነት ነው። ይህ ምን አይነት ድርጅቶች ሊያቋቁሙትና ሊመሠረቱት ይችላሉ?

መነዘር ከመስኬጫ ምንግዶ የትመለከላንኛ ዝሆን ይ የመስጌጫ አዘድ የደግሞ በቡስራሃቸውን ለመስጌጥ እና ለመየቱ የላሲሉ የሚለመታት ሲሉ የሚያድርጉት መስጌጨ አዘዴን ይህን ከምሊዮን ዘራ ውንጅላለም

ሊፒስቲክ ሊፒስቲክ ሴቶች ለመዋቢያነት የሚጠቀሙት በከንፈራቸው ላይ የሚቀቡት የውበት መጠበቂያ ወይም መዋቢያ ሲሆን ይህ መዋቢያ ከምን ይዘጋጃል እንዴትስ ይዘጋጃል የትኛው ድርጅትስ ያመርተዋል?

ዊግ የአርቲፊሻል ፀጉር ሲሆን ሴቶች ረጃጅም ፀጉር የሌላቸው ቀጥለው የሚጠቀሙበት እና የተለያየ በዓል ምናምን ሲሆን ተሠርተው የሚያጌጡበት ፀጉር ነው ዊግ ለሰው ልጅ ምን ያክል አስፈላጊ ነው ትላላችሁ?

እንሰት የምግብ አይነቶች መካከል አንዱ ሲሆን ከኮባ ከሚሰሩ ምግቦች መካከል አንደኛው ነው እንግዲህ ይህንን የምግብ ዓይነት በአብዛኛው ማህበረሰቦች ይጠቀሙታል።

አጼ ቴዎድሮስ አጼ ቴዎድሮስ በኢትዮጵያ ካሉ መሪዎች አንደኛው ነበር ይህ ታላቅ መሪ የተለያዩ ገድሎችን ለኢትዮጵያ ሰውቷል ስለ አፄ ቴዎድሮስ የመታውትን ተናገሩ?

የመሬት መንቀጥቀጥ አንዱ ተፈጥሯዊ ክስተት ሲሆን፤ የተፈጥሮዊ ክስተት ለስደት መንስኤ የሆነ የስደት ምክንያት ሲሆን ሰው ይህ ክስተት የሚከሰትበት ሰአት ቦታውን ለቆ ወደ ሌላ ቦታ ይሄዳል። ከዚህ የተለየ የተፈጥሮ ምን ታውቃላችሁ?

ሆስፒታል ሆስፒታል አንዱ መሠረታዊ አገልግሎት ሲሆን የተለያዩ ህክምናዎችን የሚሰጥባቸው ቦታ ነው። ሆስፒታል በየቦታው ተዳርሷል ስላላችሁ ታስባላችሁ?

ማችድ አንዱ ከልዩ ልዩ መሳሪያዎች የሚጠከስ እና ብዙ አገልግሎት የሚሰተሳር ለማጨድ ስብድ ለመስብሰዊ የሚያገለቅ እቃ ነው። ይህ ነሣሪያ እንዴት ይሰራል ? ማነስ ይሰርዋል?

ማንጎ ማንጎ በየካባቢው በየፍራፍሬ መሸቻዎቹ የሚገኝ ተወዳጅ እና በብዙዎች ዘንድ የተለመዴ ጣፋጭ ፍራፍሬ ሲሆን ይህ ፍራፍሬ በሰው ልጅ ምን ጥቅም አለው በምን በምን መልቁኩስ ልንመገበው እንችላለን?

የማህበር ጉዞ የማህበር ጉዞ አንዱ ጉዞ ሲሆን በተለየ አጋጣሚ በተለያየ ሁኔታ ማህባር ይዘጋጃል ይህ በዚህ ማይበር የሚደረግ ጉዞ የማይበር ጉዞ ንሏለ የማይበር ጉዞ ወዲት ወዴት ሊደረግ ይችላል።

እርሻ እርሻ አንዱ የግብርና ሥራ ሲሆን እርሻ በተለያዩ ወቅቶች ሰብልን ወደ መሬት ዘርቶ ሰብል ፍሬ ለማገኘት የሚያደርገው ሥራ ነው ። በየትኛውም ወራት ይመረልታ።

ሊፒስቲክ እንግዲህ የውበት መጠበቂያ ሲሆን ሴቶች ውበት የሚጠብቁት በተለያየ አይነት ከለር ወይም ቀለም የሚዘጋጅ ሲሆን ይህ የውበት መጠበቂያ ከምን ከምን ይሰራል?

አርቲፊሽል ፀጉር አርቲፍጃር ፀጉር ጨግቡር ይሚ ድግሞ ስሎች እሪያሳቸውን በመጠባቅ የሚደቀሙት እና ለማጌጫ አነት የሚደቀሙት መጌጫ አውነት ነው ይህ የማጌጫይነት ከም ልሠራና ሊዜገጅ ይች ለው

እርሳስ ከጽበት መሳበት መካከል አንኛ ስሆን ይህ የሰህፈት መስሪያ ደግሞ አንዲህን አላማ ኤምባር መልክ ለመሽከመት ከማጠቋምባቸም የእርሳ የጽበት መሳሪዎች ውስጥ የመደዊህነ ስበት መሳሪያ ለምንጥቅም ልነውራው እንችላል።

ኢንስታግራም ከመህበራዊ የሚዳዎች መካከላኛው ስሉኒይክ የመህበረኝ ሊአይነት ደግሞ ሰዎች የተለያዩ ነገሮችን የሚለዋጎትበት የማህበራዊ የሚዳይነት ነው። ይህ መህበራዊ የክር ሰዎች ከሚላሁት በአስነግር መረገች ቢያን ትንሽ ተናገሩ?

ፑላፕ ፑላፕ ሁለት ቋሚ እንጨት ወይም ብረት እንዲሁም ደግሞ አንድ አግዳሚ እንጨት ወይም ደግሞ ብረት ሊሆን ይችላል፤ በተሰራው ላይ በመንጣጠል በሁለት እጅ በመያዝ እየተሳቡ በደረት አግዳሚን እየነቁ የመላለሱ መስራት ሲሆን፤ ለትኛው አካል ክፍል ጡንቻ ይጠቅናል?

ግብርና ይህ የስራ አይነት ደግሞ የተመያኙት ከብቶችን ሊሆነ የችራል እንድበም አትገልሎችን በማንማት እና በባነት በመዝራት የሚያደርጉት ግብርና ስራ ይውን ይህ የግብር እና ሥራ ለምንጥቅኝ ይላል፡፡

የሸክለ ስራ የሸክለ ሥራ እንዱ እጥበብ እና ባህል ውስጥ የሚጠከስ ሂድ የጥበብ ሙያ ነው ህድ የጥበብ ሙያ የተለያዩ የቤትቃዎችን በመስራት የሚያገላግል ሲሆን ይህ ሙያ ከሚሰራቸው የቤትቃዎች ምንምን ትውቃላቸው?

የአብነት ትምህት የአብነት ትምህርት የኢትዮፕያ ኦርቶዶክስ ቤተ ክርስቲያን ያቆየችው ትምህርት ሲሆን ለሀገር በጣም እንትልግ አስተዋዘዎ ያደረገ ነው ይህ ትምህርት ምን ያክል አስፈላጊ ነው ብላች ታስባላችሁ?